ጌጣጌጥ ጌጣጌጥ ከምንቸው ውስጥ አንደኛው የእጅ አንባር ሲሆን፤ የእጅ አምባር ወይም ደግሞ የእጅ ሲሆን ይህም የችግኝ ያችን ለምለም አድርሰዋል። ውብና ማራኪ የሆኑ እንዲታዩ የሚያደርግ ሲሆን ይህም አብዛኛውን ጊዜ በሴቶች ዘንድ የሚዘወተር ሲሆን ይህም የሚዘወተረው አብዛኛውን ጊዜ ለመዋብ ነው።

የሱፐር ማርኬት ምርቶች የሱፐርማርኬት ምርቶች ከምንላቸው ውስጥ አንደኛው ፓስታ ሲሆን ፓስታ ሱፐር ማርኬት ውስጥ ካሉ የምግብ ወይም የሱፐር ማርኬት ምርቶች ውስጥ አንደኛው ሲሆን ይህም ለምግብ አገልግሎት የሚውል ምግብ ነው።

ፀጉር ፀጉር ከምንለው ውስጥ አንደኛው የወንድ ፀጉር ሲሆን የወንድ ጸጉር አብዛኛውን ጊዜ ብዙ ሰዎች በድሬድና በተለያዩ የሹሩባ ባይነት እየተሰሩ የሚያዩዙት የፀጉር አሰራር ብዙ ሰዎች ደግሞ ኖርማሊ እየተቆረጡ የፀጉር አሰራርና የፀጉር አይነት ሲሆን ይህም ጥቁር ፀጉር ይታወል

አትክልትና ፍራፍሬ አትክልትና ፍራፍሬ ከምንላቸው ውስጥ አንደኛው ማንጎ ሲሆን፤ ማንጎ በጣፋጭነቱ የሚታወቅ የአትክልትና ፍራፍሬዎች አይነት ሲሆን፤ ይህም በባህር ዳር በጎጃም አካባቢ በስፋት የሚመረት የአትክልትና የፍራፍሬ አይነት ውስጥ የሚመደብ ጣፋጭ የሆነ የአትክልትና ፍራፍሬ አይነት ማንጎ ነው።

ታዋቂ መሪዎች እና ኣባቶች ታዋቂ መሪዎች እና ኣባቶች መካከል አንደኛው እነ ዋንኛውም በአባርዳር ከተማ የሀገረ ስብከት አባ አብርሃም ሲሆኑ ሲኖዶስ አባ ሊሆኑ አባታችን አባ አብርሃም በባህርዳር ከተማ የሚኖሩ ወይም ደግሞ የባህርዳር ከተማ ተጠሪ አባት ናቸው።

ምግብ ነገር ከምንላቸው ውስጥ አንደኛው የአትክልት ሲሆኑ አትክልት አብዛኛው ለሰው ልጅ የሚመከሩ የምግብ አይነቶች ይሆኑ እነዚህን የመግባይነቶችና ለተለያዩ ስፖርት ለሚሰሩ ሰዎች የሚሆኑ ጤናማ የሚያደርጉ የምግብ አይነቶች ውስጥ አንደኞቹ ናቸው

ራ ሠራተኞች ውስጥ አንደኛው የመንግስት ራሴን የመንግስት መንግስት በተለያዩ ድርጅቶች ውስጥ ሰራተኞች በመጠራቸውን ይህም የእስራኤል አብዛኛውን ጊዜ በደሞዝና በሰላሳ ቀን እየተከፈላቸው የሚሰሩት የስራ አይነቶች የሚመደቡ ዋነኛ ትልቁ

እጽዋት እጽዋት ከምንላቸው ውስጥ አንደኛው ሲሆን በጣም ረጅም እና እንደ ባህር ዛፍ እና ጽድ ያሉ ዕዋቶች ሰዎች በግቢያቸው እና በጓሮአቸው ከሚተክሏቸው ከሚባሉት አይነት የሚመደቡ ናቸው።

ጌጣጌጥ ከ አንደኛው የፀጉር ቤት ሲሆን የፀጉራችንን ለማሳየት አብዛኛውን ጊዜ በሴቶች የፀጉር ማስያዣ ብለን ወይም ደግሞ የፀጉር ብለን የምንጠረው ሲሆን በተለያዩ ዲዛይኖች የሚቀርብ የፀጉር ነው

ጥበብና ባል ጥበብና ባልከን የባህል ሙዚቃ መሣሪያ ሙዚቃ መሳሪያ የተለያዩ ባህላዊ ሙዚቃ የምንጠቀማቸው የባህል ሙዚቃ መሳሪያ ከነዚህም ክራር፣ ዋሽንት የመሳሰሉ ባህላዊ የሙዚቃ መሳሪያዎች ውስጥ አንደኞቹ ናቸው ።

ንግድና ግብይት ንግድናቸው ውስጥ አንዱ እህል ሲሆን የተለያዩ አትክልቶችን የተለያዩ ጥራጥሮችን በመግዛት ለከተማ ነጋዴዎች የሚናከብርበት እና የምንናገድበት ስራ ሲሆን ይህም የንግድ ስርዓት አዋጭ የሚባል የንግድ ስርዓት ነው።

ማስታዋቂያ ማስታዋቂያ ከምንላቸው ውስጥ አንደኘው የሰሌዳ ማስታዋቂያ ሲሆን ይህም ማስታዋቂያ በኢትዮጵያ ካሉ ማስታዋቂያ ሥርዓቶች ውስጥ አንደኘው እና ሰፊ ድርሻ የሚይዘው የሰሌዳ ማስታዋቂያ በመሆኑ ብዙ ሰዎች ይህን ማስታዋቂያ ሲያዩት ወይንም ደግሞ ሲያነቡበት ወይንም ደግሞ መረጃ ሲያገኙበት እንመለከታለ።

ጸጉር ከምንላች ውስጥ አንደኛው የዞማ ጸጉር ሲሆን ዞማ ጸጉር ለመሥራት የሚያስቸግር የጸጉር ዓይነት ሲሆን ይህም ልስልስ ያለ ጸጉር ውስጥ የሚመደብ ሲሆን ብዙ ሰዎች ይህ ጸጉር ያላቸው ሰዎች በዶርማችውን ውስጥም ሆነ በሌለ አካባቢ የማንገኛቸው ሰዎች ናቸው።

የሱፐር ማርኬት ምርጦች የሱፐር ማርኬት ምርጦች ከምላቸው ውስጥ አንደኛው ቴምር ሲሆን፤ ቴምር በሱፐር ማርኬት ውስጥ የሚገኝ ሲሆን፤ በጣም ውድ ከሚባሉ እና በጣም ጣፋጭ የሆኑ የምግብ ዓይነቶች ወይ ደግሞ የስፐር ማርኬት ምርቶች ስለሆኑ ብዙ ሰዎች ይህን እደፍረው ሲገዙት ወይም ደግሞ ሲጠቀሙት የምንመለከት አይደለም።

ጉዞ ቱሪዝም እና ስደት ጉዞ ቱሪዝም እና ስደ ከምንላቸው ውስጥ አንደኛው የባህር ላይ ስደት ሲሆን የባህር ላይ ስደት በኢትዮጵያ ካሉ ወይንም ደሞ በአፍሪካ ውስጥ ካሉ ስደቶች ውስጥ አንደኛው ስለሆነ ይህም ስደት ግን አብዘኛውን ጊዜ አስከፊ ስለሆነ ብዙ ሰዎች ደፍረውት አይሄዱም ነገር ግን ወይንም ደሞ ኑሮ የመረራቸው ሰዎች ይህንን ሲ ያደርጉ እንመለከታለን።

ዜና ዜናዜና ከምላች ውስጥ አንደኛው ትንታን የምንዛሬ ይዜና ሲሆን ይህም በሀገርት ውስጥ በዛሬ ውለት ያለውን የምንዛሬ ዓይነት የምናቀርብበት የዜና ዓይነት ሲሆን ይህም የዜና ዓይነት ብዙን ጊዜ ከዜና መጨረሻ ላይ የሚቀርብ የዜና አይነት ነው፡፡

አርማ አርማ ከምላች ውስጥ አንደኘው የአዲሳ ዩኒቨርስቲ አርማ ሲሆን የአዲሳ ዩኒቨርስቲ 4ርማ አዲሳባ ዩኒቨርስቲን ከሌሎች ዩኒቨርሲቲዎች የምለይበት ወይንም ደግሞ ለይተን የምናውቅ በት መለያቸው ሲሆን ይህም አርማ በአዲሳባ ዩኒቨርሲቲ የተመሰረተ ሲሆን በብዙ ዓመታቶች ያገለገለ አርማ ነው ብሎ ያስባል፡፡

የስራ ስራ ከምንለው ውስጥ አንደኛው የንግድ ሥራ ሲሆን የንግድ ሥራ ማለት የተለያዩ ዕቃዎችን በመሸጥ ወይንም በመግዛት የሚንሠራው የስራይነት ሲሆን የሚየንግድ ሥራ በኢትዮጵያ ካሉ አዋጭ የስራ ይነቶች ውስጥ አንደኘው ሲሆን ብዙ ሰዎች ይህን የንግድ ስርዓት የሚጠቀሙት ወይንም ደግሞ ሊገባያዩበት የምንመለከተው የንግድ ስርዓት ነው።

መዋቢያዎች ወይም የዉበት መጠበቂያዎች መዋቢያዎች ወይም የዉበት መጠበቂያዎች ከምላቸው ውስት አንደኛው ሎሽን ሲሆን የተለያዩ ሴቶች የሚጠቀሙት ወይንም ደግሞ እጃቸው ነጭ እንዳይሆን ሻወር ወስደው የሚቀባቡት የመቀባቢያ ወይንም ደግሞ የውበት መጠበቂያ መሣሪዎች ውስጥ የሚካተት አንደኘውና ዋንኛው ነው።